የእግር ወለታ በብዛት በባህላዊ መንገድ ቶሎ ቶሎ ልናገግምባቸው ከምንችላቸው ህክምናዎች መካከል ተጠቃሹ ሲሆን፤ እንግዲህ እነዚህ ወለምታዎች በተለያዩ በቅቤና በተለያዩ በቅመማ ቅመሞች ታሽተው እንደሚድኑ የታወቀ ነው።

ደረቅ ወንበር ይህ ቀጠው ላይ የሚሰራ የቤት እቃ ወይም መቀመጫ ሲሆን ለማረፊያነት እንግዳ ሲመጣ የሚቀመጥበት ራሳችንን የምናሳርፍበት የቤት ዕቃ እንደሆነ ይታወቃል።

ኤልሻዳይ ምግብ ቤት ይህ ምግብ ቤት በጣም ጣፋጭ የሆኑ የኬክ አይነቶች እንዲሁም የተለያዩ ምግቦች ያሉበት የምግብ ቤት ነው።

የቅቤ ንግድ በጣም አዋጪ ሲሆን ይህ የተፈጥሮ ምርት የሆነውን ወተት በመቡጭት ቅቤ ከፈጠርን በኋላ በውድ ዋጋ የምንሸጠው የግብይት ሂደት ነው።

የብረት መቁረጫ ማሽኖች እነዚህ በብዛት የጋራጅ ባለሙያዎች የሚጠቅማቸው ማሸኖች ሲሆኑ፤ በጣም ሀይለኛ ዲናሞ የሚጠቀሙ የመብራት ኃይል የሚጠቀሙ ማሽኖች ናቸው።

ቲዎሎጂ ትምህርት የሚሰኘው ትምህርት አይነት ስለ ክርስቲያኗ ቅዱስ እና ቀኖና የሚሰጥበት የትምህርት ሲሆንና የተለያዩ ቤተ ክህነትና ዲቁና ላላቸው ሰዎች ይሰጣል።

የዜና ትንታኔ የሚሰጠው ከዜና በኋላ ረጅም ሰዓት በመውሰድ ሲሆን ስለዚህ ነው እያንዳንዱ ነገር የሚነገረው ነገር ሁለት ሶስት ሰዎች ቀርበው ስለዛ ነገር ውይይት የሚያደርጉበት የዜና ክፍል ነው።

ከከተማ ወደ ገጠር የሚደረግ ስደት ይህ በኑሮ አስቸጋሪ ሁኔታ ከተማ ውስጥ ሲፈጠር የኢኮኖሚ መቃወስ ሲኖር እንግዲህ የገጠር ኑሮ ስንፈልግ የሚደረግ የሀገር ውስጥ ስደት ተብሎ ይጠራል።

የበግ ፀጉር እንታወቀው በጣም ዘርፈ ብዙ የሆነ አገልግሎት ሲኖረው በብዛት ማምለጫ ቦፍራም ጨርቆች ጨርቃ ጨርቆች መመሪያ የሚሆኑ የፀጉር አይነቶች

የትምህርት ወይም የአንደኛ ደረጃ ትምህርት ቤት መሰረተ ልማት ወሳኝ ከሚባሉ ህጻናትንታቸው ጀምሮ ትምህርት እንዲወጡ ወዳጅ የምናደርግበት መሰረተ ልማት መካከል አንዱ ነው

የኢትዮጵያ የቀሚስ ልብስ በጣም ውብ በሆነ የፋሽን ልብስ እየተሰራ ይገኛል የፋሽን ኢንዱስትሪውን ለማስፋት አንጻር በጣም ጉልህ ሚና ያለው ሲሆን የተለያዩ ጋቢዎችን አጭር አርገው ውብ አድርጎ በመስራት ይሰሯቸዋል።

ፓስታ እንግዲህ ፓስታ የተሰኘው ከስንዴ የሚሠራ የአትክልት ፋብሪካ ውስጥ ተቀነባበሮ የወጣው ፋብሪካ ምርት ሲሆን ተቀቅሎ ስት መሰረት የሚበላ ጣፋጭ ነው ለቁርስ ተስማሚ ነው በብዛት።

ጥብ የተሰኘው ይህ መጽሐፍ በጣም ብዙ ቅጂዎች የተሸጠ ትኩረቱን ፍልስፍና ላይ ስነህይወት ላይ ያደረገ መጽሐፍ እንግዲህ በ ኃይለ ጊዮርጊስ ማሞ እንደተጻፈ ይታወቃል።

የኦጋዴን ጦርነት በኢትዮጵያ ደረጃ በጣም አስከፊው ጦርነት ሲሆን ይህ ጦርነት በኢትዮጵያ እና በሶማሌ ድንበር የተደረገ የደም መፋሰስ ሲሆን ለድንበር የተደረገው የደም መፋሰስ ብዙ ዜጎቻችንን አሳጥቶናል።

ፈሳሽ ዜይቶች እነዚህ የኑግ እና የሱፍ ዘይት የሆኑ ዜይቶች በብዛት በሱፐርማርኬት ውስጥ የሚገኙ ሲሆን ከፋብሪካዎች ከጥቅረማብሪክወጥ በኋላ በነገሪ በኩል አልፈው ሱፐር ማርኬት ላይ ቁጭ ብለው ለህዝቡት ተደራሽ ይደረጋሉ፡፡

ቴሌቪዥን ከኤሌክትሮኒክስ መሳሪያዎች እና ቪድዮችን ከሳተላይት በመጠቀም ቀጥታ ስርጭት የሚያሳየን የ ቤት ዕቃ በጣም ውድ ነው።

የሞተር በጣም ፈጣን የሆለተሽከርካሪ ሲሆን ይህ ተሽሽርካሬ ከ00 ሽብር ጀምረል ልንገዛው የሚችለው በነዳጅ የሚሠራህ በጣም ፈጣን ተሽከርካሪነች እስከ 2ትሰው መሽገብ ይችላለች።

በራሪ ወረቀቶች በብዛት ለማስታወቂያ ውልነት የሚወሉ ማስታወቂያዎች የሆኑ እነዚህ የድርጅቱን ስልክ ቁጥር፣ አድራሻና ስም በአጭሩ በትንሹ ያያዙ በራሪ ወረቀቶች ናቸው። ለቢዝነስ ካርድም ይባላሉ።

ኒው ዮርክ ሲቲ በዓለማችን ትልቅዬ ህንፃ ሰማይ ፎቆች አሏዋት ሰማይ የጠቀስ ፎቆች አሏዋት ከተማ ስትሆን በዚች ከተማ እንግዲህ የሙቀቷ በጣም አስቸጋሪ ነው። ከሕንፃዎቹ ከፍታ እና የመስታዊት ብዛቅ የተነሳ።

ባነር ይህ እንግዲ በላስቲክ መሳይ ነገር በትልቅ እየው የሚሠራ እና ከድርጅቱ በር ላይ ወይም ደሞ መስመር ላይ የሚቀመት ማስታወቂያ ሲሆን ይህ ሰው ትኩረቱን እንዲስብ እና እንዲያነባው ያግዛቸዋን ለድርጅቱ ባለቤቶች ማለት ነው ማስታወቂያ እንዲሰሩ ያግዛቸዋል።

የፍልስፍእና ትምህርት ዋና ትኮለቱ እና አስተምረቱ የሆነው በሰው ልጅ አረዳድ ማንቀበሪቸው ነገሮች የሚጠይቅ ወጣ ብሎ ደግሞ ከሃይማኖት ያሉ ነገሮችን የሚመረመር የትምህርት ዓይነት ነው፡፡

ፍኖተ ጽርቅ የተሰኘ ይህ ጋዜጣ በሰንበት ትምህርተቤቶች የሚዘጋጅ ሲሆን ስለ ተለያየ የቤተ ክርስታን አስተመርቶች የሚያስተመር እና በግቢ ጉብይ እና በተለያዩ ባለሰዎች የሚበተን ነው።

እናት ፓርቲ ይህ በእናት ስቤት ወከለው ፓርቲ እግዲህ እንደሀገርቱን እካባከባለው የሚል የፖለቲካ ፓርቲ በሕዝብ ተወካዮች መክር ቤት አባልነቱን አቅርቦ በስፋት እየተንቀሳከሰ የሚገኝ ፖለቲካ ፓርቲ ነው።

ወደ አረብ ሀገራት የሚደረግ ስደት ይህ የተሻለ ኑሮ ፍለጋ ወይም ደግሞ ለሥራ የሚደረግ የስደት ዓይነ ሲሆን በዚህ ወንድሞቻችን ነብቶቻችን በጣም ብዙ ሰው እየሞተ በበረሃው እየሞተ እንደሆነ ይታወቃል ። እና ስደት በጣም አስከፊ ይጭምር ነው።

ዶሮ ወጥ በጣም ታፋጅ የሆነች ምግብ ስትሆን ይህች ምግብ ዶሮ ታርዳ መረቋ እና ስገዋ የምድብ በላ የሚዘጋች የዶር ወጥ ነው በብዛት ለባህላት እና ለፋሲካ ባል በእስፋት ይዘጋጃል።

ዘይቱና ታዋቂ ከሆኖ የአቲክልት እና ፕራፊዎች መካከል አንዱ ሲሆን ይህ ላዩ ሰማያዊ ውስጡ ደግሞ ቀይ እና ጥቋቋርፋዎች የተሞለ አትክልት በኤችቦ መሙላት አቅም ያለው ጣፋች አትክልት ነው።